ይህ የምናየዉ ዉኃማ ዉኃ ቦታ ነዉ። በዙሪያዉ በጣም የሚያማምሩ እፅዋቶች አሉ። እንደምናያቸዉ ጀልባዎችም አሉ ለመጓጓዣ በዉኃዉ ላይ፤ በጣም የሚያምር ቦታ ነዉ።

እነዚህ አሞሮች በጣም የሚያምሩ ናቸዉ። እግራቸዉ ረዣዥም ነዉ። አንገታቸዉ ረዣዥም ነዉ። በዉኃ ዉስጥ ነዉ ያሉት። አሳ ካገኙ አሳዉን ይበላሉ። አሳ ነዉ የሚፈልጉት ዉኃ ዉስጥ ሆነዉ።

ይህ እንደምታዩአቸው ሰርግ ላይ ነው ። እና ሚስትዬዋም ባልየውም ለማጨብጨብ እየተዘጋጁ ነው ። ብዙ ሰዎች ከጎናቸው ከበዋቸዋል ከኋላቸው ብዙ አሉ እንደምታዩአቸው ግማሹ ሱፍ የለበሱ ናቸው ። ግማሾቹ ደግሞ ያለበሱም አሉ ። ይህ የሰርግ ቤት የት ይመስላችኋል?

እንደምናየው ቤት አለች፣ ዲሽ ተሰቅሏል ፣ እጽዋቱ ቅምቦ ይባላል፣ ጭድ አለ። ግን እንደዚህ በየቦታው ተዝረክርኮ ማየት አያስጠላም?

ሴትዬዋ ጸጉሯን ተሰርታለች ፤ያው ግን ደስ ይላል። ነገር ግን እነዚህ ቀለሙ ባይበዛ። በጣም ቀለሙ የሚል አይደለም።

እንደምናያቸው እነኚህ እጽዋቶች ባህር ዛፍም የነጭ ባሕር ዛፍ ነው፤ ጽግር አለ። በጣም ደስ የሚል ነው የምናየው።.

የምናያቸው በዚህ ቤት ዉስጥ የተለያዩ ጥራጥሬዎችን እንመለከታለን ፤ ጤፍ አለ፣ ስንዴ አለ፣ ማሽላ አለ፣ ለዉዝ አለ በጣም ደስ የሚል ሱቅ ነው።

እዩአቸው እነዚህን የግብርና ውጤቶች ግብርናዎች ። ጤፍ ነው ይህ ጤፍ ዘርዝሯል ጤፍ ውስጥ ያለውን እያረሙ ነው ። አንድ እናት አለች ሁለት ወንዶች ይህን ጤፍ እያረሙ በጣም የሚያምር ጤፍ ነው ። ግን የየት አካባቢ ጤፍ ይመስላችኋል?

እንደምናየው በጀሪካን ውሃ ቀድተው ወደ ቤት እየወሰዱ ነው የሚታየው። በጣም ደስ የሚል ነው። ግን በደምብ ውስጡን መቆጣጠር አለባቸው።

ይህ ምግብ እየተጎራረሱ ነው ከኋላ ሌማት ወይም ሞሰብ ሚባል አለ። የሚያምር የልብስ የባህል ልብስ ለብሰዋል።

ይህ የምናየው አረንጓዴ እጽዋት አለ ፤ በጣም ያምራል ግን እዚህ አለመሆኔ አሳዘነኝ፣ ቆጨኝ።

እንደምናያቸው እነዚህ አትክልቶች በመስመር በመስመር ተተክለዋል ፤ በጣም ደስ የሚሉ እና የሚያምሩ በጣም እንክብካቤ ያስፈልጋቸዋል ፤ በጣም ደስ ይላሉ።

ይች ዝንጀሮ ናት። እንግዲህ እንደምናያት ገደል ላይ ሁና ቁማለች። ዝንጀሮ በገደል ላይ ነው የምትኖረው።

ሱቁ ውስጥ በጣም ብዙ እቃዎች አሉ። ብዙ አለ። እየው ከላይ መደርደሪያው ከስርም በጣም ብዙ የገበያ እቃዎች አሉ። በጣም ያስደስታሉ።

ይሄ ባህርዳር ባህርዳር እንደምታዩት በጣም የምታምር በጣም አረንጓዴ የሆነች ቦታ ናት። እንደምናየው ዘንባባ ይታየናል ሰዎች ቆም ቆም ብለዋል እዛ መኪና አለች። በጣም የሚያምርና የሚያስደስት ቦታ ነው።

እንደምናየው ይህ ሀይቅ በጣም ደስ የሚል ፣ በጣም የሚያምር ቦታ ነው ። እዛ እንደምናየው ተራራ ነገር አለ በእፅዋቶች የተከበበ ። እዚ ላይ ሂዶ መዝናናት ነበር ! በጣም ደስ የሚል ነው ።

እዚህ የምናየው መዝ ነው። ያልበሰለ ሙዝ ነው ገና። ደስ የሚል ነው። የተበላሹ ሙዞችም አሉ። ይሄ እስከሚበስል።

ይህ የምናየው ተክል ትርንጎ ይባላል። በጣም ጣፋጭ ነው። በእውነት በእውነት ብትበሉት በጣም ጣፋጭ ነው። ከውስጥ ተሰንጥቆ ነው የሚበላ በቢላ በጣም ደስ የሚል ነው።

ይኽ የምናየው እፀዋት እምቧይ ይባላል። እምቧይ እሾሀማ ነው። ነጭ ነገር አለው ከላይ ከላይ እና እሾሀማ ነው። እምቧይ ነጭ እምቧይ ይባላል። ስለዚህ በጣም የሚያስጠላ ነው ሊነካም አይቻልም ምክንያቱም ስለሚወጋ

የምናያት ይች ሴትዮ የባህል ልብስ ለብሳለች። ጸጉሯን በደንብ ተሰርታለች። በግንባሯ ላይ ያደረግችውም ነገር አለ። በጣም የሚያምር የምታምር ናት።

ይህ የምናየው እንስሳ አንበሳ ይባላል። በጫካ ውስጥ እየኖረ ነው። ይህ የምናየው እንስሳ አንበሳ ይባላል። በጫካ ውስጥ እየኖረ ነው።

ይህ የምታዩት ጥበብ እሸማ ነው ።ወይም ጋቢ አለ። ጫማ ከቆዳ የተሰሩ አሉ። ጥበባ ጥበባት ዱላ አለ። ግን የየት አካባቢ የባህል ልብስ ይመስላችኋል?

ይህ አቢሲኒያ ባንክ ካሉት ባንኮች በጣም የተሻለ አገልግሎት የሚሠጥ በጣም ብዙ ማህበረሰብ የሚሳተፍበት ነው እና ትልቅ ባንክ ነው የት የሚገኝ ይመስላቸዋል?

ይህ የመስቀል በአል ደበመራ ችቦው አየተለኮሰ ነው። በመስከረም 17 የሚከበር በአል ነው።